በዚህ በመስኖ ላይ የምትመለከቱት ደግሞ ቆሻሻ ቦታዎችን እንመለከታለን አንዲት ሴትዮ ደግሞ ቆሻሻ እያፀዳች እንመለከታለን የቆሻሻ ጋሪም በቆሻሻ ተሞልቶ እናያለን።

አንድ ትልቅ እና ትንሽ ሰውዬ ወደ ጎን ይመለከታሉ በእጃቸውም የእህል ማበራያ ይዘው ከእነሱ ትልቁ ሰውዬ ደግሞ ሻሽ ጠምጥሞም እናየዋለን።

አንድ ክንዱ ትልቅ የሆነ አጠክል የታያልግ በጣም የማዲግ አጭር ሆኖ ግንዱ ትልቅ የሆነ ተክል አረንጓዴ ተክል ነው በጣም መልኮ የሚያመር አበባ የመሰለ ነው ይህ ሄሌግሞ ለምክብነት የሚያገለክን ነው፡፡

አንድ በረሃማ ቦታ ውስጥ ውሃዎችን እየቀዱ ብዙ ሰዎች እንመለከጣለን በጣም በጉድጓድ እና ከዲንጋማ ቦታ ውሃዎችንም እይቀቱን ያለን በጣም ሜዲየካማቸውም ሚመስላሉ አንድኛዋ ቁጭ ብላ ሌሎቹ እየቀዱ እናያለን።

በዚህ ምስል ላይ የምንመለከተው ደግሞ ጋዜጣ ነው። ጋዜጣው ላይ አንድ ሴትና አንድ ወንድ ፎቶን እንመለከታለን በፎቶ ላይም ሴቱዋ እየተናገረች ወንድየው ሪፖርት እየደረገ እንመለከታለን። በጋዜጣው የፊት ገጽ ላይ የአባይ ግድብን እናያለን።

ይህ ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚል አርማ ሲሆን በውስጡም መጽሀፍ ያለው ሲሆን በውስጡም ትልቅዬ ኢንስቲቱን ቢሮ የሚመስል ቤት በፍትሃዊነት የማገልገል የፍትሃዊነት አርማ ያለው ነው።

አንድ ነጭ ሸሚዝ የለበሰ አንገቱ ላይ ክር ያደረገ ሰው እየሳቀ ይታያል ጸጉሩን በሚያመር ቅርጽ እየተሰራ እና ሙሉ አምሮ ይታያል ፂሙም ሙሊት ያለ ነው።

የኢትዮጵያን ባህልብ የሚያሳይ መልኮ ፋንድሻ ዳፖይ በስኔ ረከቦት ጀብና የንስኳ እና የጠነላይ ዩ አይነቶች ሳሮችም አሉ በጣም በሚያመቅመርኮ ከጠረን ቤዛ ተዘርግቶ ይታየ

አንድ ትልቅ መኪና እየተጓዘ ይታያል። መኪና ደግሞ ከጎን እና ከጉን የተለያዩ ትልቅ ዛፎዎች ይታያሉ አስባልቱ ደግሞ በጣም ያማረ እና ከኋላ እንድሁም አንድ ከኋላው የቀይ መኪና የተከትለው እናያለን።

በዚህ ምስል ላይ የምንመለከተው ሁለት ሰዎች በጀርባቸው ጄሪካ ተሸክመው ዉሃ ቀድተው እየሄዱ ይታያሉ። ከነሱ በስተጀርባ ደግሞ ሰማያዊ ቀለም የተቀባ ቤትም ይታያል።

አንድ ትልቅ ሱቅ ውስጥ የተለዩ የአትክልት ዓይነቶች እንመለከታለን። ቲማቲም ሰላጣ ቆስጣ እንድሁም የተለያዩ የተፈጩ እና ያልተፈጩ አዲስ ፍሬሽ የሆኑ አትክልቶች እንመለከታል።

በዚህ ምስል ላይ የምንመለከተው ደግሞ አንድ ሴት ልጅ ፀጉሯን ወደኋላ ቁንጥርጥር የተሰራች ልጅ ወደ ኋላ ያሰረች ጠረጴዛ በወንበር ላይ ቁጭ ብላ ጠረጴዛም ይታያል ከጎን እና ከጎን ደግሞ የመዋቢያ እቃዎችን እንመለከታለን።

በዚህ ምስል ላይ የምንመለከተው ደግሞ የተለያዩ አትክልቶች እና ፍራፈሮዎች ተቀምጠው እናያለልን የፍራፈሮዎቹ በጨማቂ መልክ እና ዝም ብለው ተቀምተው በፍሬ ጁስ እናያቸዋለን ከሱ ጎን የደግሞ አንድ የያልተከፈተ ፍሪዥም እናያለን።

እንዲት ትልቅ የሚያምር ሸልፍ ላይ የወረቀት መስቀመጫዎች ወረቀቶች እንዲሁም አረንጓዴ፣ ቢጫ፣ ቀይ የመሳሰሉ ቀለም ያላቸው ቃዎችም አሉ እነዚህም ወረቀቶች ይመስላሉ።

አንድ ትልቅ ሐይቅ እና ከጎን በኩል ከዳርቻው ላይ ደግሞ የሚያምር መዝናኘም እንመለከታለን መዝናኛ ደግም በመርከብ ቅርዝ የተሠራ እና ከኋላው ደግሞ በጣም የሚያመምሮ መናፈሻ ቦታዎችም ያሉት ነው።

አንዲ ሐይክ ዳር በጣም በሚያምር መልቁ የተሠራ የጥበብ እንምለከታለን እይህ ጥበብ ደግሞ ከስሜንቶ የተሠራ ፎወቅ ኖ ከሱ ከጎን በኩል እና ከጎን በኩል ደግሞ የሚያመምሩ የድሩ ትልልቅ ዛፎችም አሉ፡፡

በጣም ብዙ ሰዎች ነገራ ለብሰው በሚታይበት መዕከል አንሁለት ወታደሮች ሰይታይ ያሉወታደሩም ከፊት ለፊቱ ከላሽ ሂዙ በፊቱ ማክስ አደርጉ ከላይ ደግሞ ቃይኮ ፊያ ማድረጉን መለክቷል፡፡

አንድ እናት አባት ከአራት ልጆቻቸው ጋራ ሆነው ይታያሉ። አንድ ሴት እና ሶስት ልጆችም አሉዋቸው። የለበሱት በሚያምር እና በአንድ ዓይነት ቅርጽ የተሠራ የሀገር ልብስ ለብሰዉም ይታያሉ።

አንድ የሚያምር በባህር ዳር ሃይቅ ዳር የተሰራ ቤት እና በዙሪያውም የተለያዩ ትልቅ ዛፎች የሚታዩ እና ከዚ በላይ ደግሞ ከሃይቁ አጠገብ የጀልባ ማቆሚያ ያለበት እና በሩቁ ስናይ ደሞ ተራራ፣ ጋራ ሚታይበት ቦታ ነው።

ይህ ደግሞ በምስሉ ላይ የምናየው የጀሮ ፣የአንገት፣ የአፍንጫ እና የተለያዩ ቀለበጦች ጌጣጌጦች የሚታዩበት ነው። በጣም የሚያምሩ እና የተዋቡ የጌጣጌጦች እንመለከታለን።

በሰሜኑ አካባቢ በሚሰሩት ውብ የፀጉር እስታይል በትግራይ እና በራያ አካባቢ በሚሰሩት ውብ የሆነ የፀጉር እስታይል የተሰራች አንዲት ቆንጅየ ሴትና ፀጉሯ ረዘም ያለ እንመለከታለን።